ሰዎች ቀይ ጣራ ወዳለው በውሃ ላይ ወደተገነባ ሕንፃ በረጃጅም ሰማያዊ ድልድይ በኩል ይሄዳሉ። ከድልድዩ ስር ብዙ ሰዎች ወንበሮች ላይ ተቀምጠው የውሃውን ገጽታ ይመለከታሉ። የውሃው መተላለፊያ በአረንጓዴ ቅጠሎችና ዛፎች ተከቧል።

ይህ ምስል ቀይ እጀታ ያላቸው፣ ሁለት የተለያዩ ፕላስ እና የብርጭቆ መቁረጫ መሣሪያዎችን ጨምሮ የተለያዩ መሳሪያዎች ስብስብ ነው። ትልቁ ፕላስ ከነጭ የፕላስቲክ መሸፈኛ ጋር፣ ስብስቡ ስክሩድራይቨር፣ ሁለት ምትክ መቁረጫ ራሶች እና መለዋወጫ ቁርጥራጮችን ያካትታል።

ብዙ ሰማያዊ ታክሲዎች እና ሰዎች በጠዋት ወይም ከሰዓት በኋላ በፀሐይ የሞቀ መንገድ ላይ ይገኛሉ። ብዙ ሰዎች በተሽከርካሪዎቹ ዙሪያ ሆነው ዕቃዎችን ሲጫኑ ወይም ሲያወርዱ ይታያሉ።

በበሩ መሃል ላይ በረጅሙ ወደ ታች የሚወርድ ቀጥ ያለ ነጭ የእብነ በረድ ማስገቢያ አለ። የበርን ገጽታ ላይ ቀጥ ያሉ የእንጨት ሳንቃዎች ጎን ለጎን ተገጣጥመዋል።

ውበቷን ጎላ አድርጋ የምትታይ ሴት መካከለኛ የመጠነ ጥቁር የቆዳ ቀለም ያላት ሲሆን፣ የፊት ለፊቱ ጠጉሯ በጥሩ ሁኔታ ተጎንጉኖ ከኋላው ረጅም በሆነ ጥምዝምዝ ፀጉር ትታያለች። እጇን በመስቀል ያደረገችው ሴት ባለ ጥቁር ልብስ ለብሳለች።

እጅግ ብዙ ተሳታፊዎች በከተማ መንገድ ላይ እየሮጡ ነው። አብዛኞቹ ተሳታፊዎች አረንጓዴ ቀለም ያለው ቲሸርት ለብሰዋል። በሩጫው መንገድ ዙሪያ ድልድዮች እና ሌሎች የከተማ ሕንፃዎች ይታያሉ። ብዙሃኑ በጋራ የሚሳተፉበት ትልቅ የስፖርት ዝግጅት ነው።

ሦስት ሰዎች በጎጆ ቤት ሻይ ቤት ውስጥ ኢንጀራ እና የተጠበሰ ስጋ በላያቸው እየተመገቡ ነው። መሀል ላይ ያለችው ሴት ባህላዊ ልብስ ለብሳ፣ ከጎኖቿ ያሉት ወንዶች ኮፍያ ለብሰው በእጃቸው እየበሉ።

በቀኝ እጁ የድምፅ ማጉያ ማይክ ጨብጧል። ማይኩን ወደ አፉ አስጠግቶታል። ቀይ በጥቁር ዝንጉርጉር ከረባት በነጭ ሸሚዝ ከጥቁር የሱፍ ኮት ጋር ለብሷል። በአንደኛዉ ጎን በኩል "አሚኮ" የሚል ማይክ በማስቀመጫ ተቀምጧል።

ትልቅ ክብ ቅርጽ ያለው ስታዲየም በመሃል ከተማ መካከል በመገንባት ላይ ነው። ኮንክሪት መዋቅሩ ተሠርቷል፤ ስታዲየሙን ከበው በርካታ ክሬኖች እና የብረት ማጠናከሪያዎች ያሉ ሲሆን ከበስተጀርባ ብዙ ሰማይ ጠቀስ ሕንፃዎች አሉ።

ቀለማት ያሸበረቀ ባለ ሁለት ፎቅ የ"አብነት ጁስ & ማርት" ህንፃ ይታያል። የታችኛው ክፍል በብረት አጥር የተከበበና በፍራፍሬዎች የተሞላ ሲሆን፣ የላይኛው ክፍል ደግሞ አረንጓዴ ቀለም አለው።

ፂሙን "ኦ" ወይም ክብ ቅርፅ ተስተካክሏል። ጥርሶቹን ፈገግ አድርጓል። ነጭ ሸሚዝ በካራባት ዘንጧል። ከላይ ጥቁር የሱፍ ኮት ደርቧል። የግራ እና የቀኝ ጆሮዎቹን ጥግ የራስ ፀጉር ቅርፅ እና ከግንባሩ ገባ ያለ ነዉ።

የመኪና ዘይት እና ባትሪ የሚሸጥ ሱቅ ውስጥ በጥቁር ልብስ የለበሰ ሠራተኛን ከኋላ አሉ። ጀርባው ላይ የኩባንያው ስምና ስልክ ቁጥሮች ተጽፈዋል። በመደርደሪያዎች ላይም የተለያዩ የመኪና መለዋወጫዎች እና ቅባቶች ተደርድረዋል።

ሁለት ልጆች፣ ሰማያዊ እና ሐምራዊ ልብስ ለብሰው፣ በመሬት ላይ ጉድጓዶች በተሰሩበት የአፍሪካ ጨዋታ ሲጫወቱ ይታያሉ። ከበስተጀርባ በጭቃ የተሰሩ ቤቶች አሉ።

የቡና ፍሬዎች ግልጽ በሆነው የላይኛው ክፍል ተሞልተው ይታያሉ፤ የቡናው ዱቄት የሚሰበሰብበት የብረት ማጠራቀሚያ ደግሞ ከታች በኩል ነው። በመሃሉ ጥቁር ክፍል ላይ የመፍጨት መጠኑን የሚያስተካክል ቁልፍ አለ።

በጠራ ሰማይ ሥር፣ ሰፋ ባለ ክፍት አደባባይ ላይ ቢጫና ነጭ ቀለም የተዋሀደበት፣ በሰማያዊ ጉልላቶች የተዋበች የአዲስ አበባው የቅድስት ሥላሴ ካቴድራል ይታያል።

በርካታ ነጭ ነጭ ሽንኩርቶችና አረንጓዴ ቃሪያዎች በደቦል እንጨት ላይ ተቀምጠዋል። ከበስተጀርባ ብዙ አትክልቶችና ከፊል የተቀመጠ ሰው አለ። የመሬቱ ክፍል ንጣፍ ነው።

አርማው ክብ ቅርጽ ያለው ሲሆን፣ ውስጡ ነጭና በሰማያዊ መስመር የተከበበ ነው። ከላይ በኩል በአማርኛ "የኢትዮጵያ መድን ድርጅት" ሲል፣ ከታች ደግሞ በእንግሊዝኛ ጽሑፍ አለ። መካከሉ ላይ በሰማያዊ ጋሻ ውስጥ የእንግሊዝኛ ፊደልና የሰንሰለት ምልክት በግልጽ ቀርቧል።

አንድ የቡድን ሰዎች ባሕላዊ በሆነ ክፍት ካፌ ውስጥ ተቀምጠዋል። በተቀመጡበት የእንጨት ጠረጴዛ ላይ የተለያዩ ምግቦችና መጠጦች ተደርድረዋል። የካፌው ጣራ በገለባ ተሠርቷል፤ ዙሪያው በአረንጓዴ ተክሎችና በአጥር ተከብቧል።

ባለ ወጥ ወታደራዊ ልብስ የለበሰ ፖሊስ ባለስልጣን ዩኒፎርም፣ ሜዳሊያና ጥቁር መነጽር አድርጓል። ከበስተጀርባ በብርቱካንና አረንጓዴ ቀለም የተጻፉ ፊደሎችና የኢትዮጵያና የፌደራል ፖሊስ ባንዲራዎች እንዲሁም በሁለቱም ጎን የአብይ አህመድና የሣህለወርቅ ዘውዴ ፎቶግራፎች ተሰቅለዋል።

ነጫች የባህል አልባሳትን የለበሱ ሴቶች የዉጭ ሃገር ዜጋ ዙሪያ ከበው ቆመዋል። ሴቶቹ የተወሰኑት የባህላዊ ሹሩባ አሰራር የተሰሩ ሲሆን አንዷ ደግሞ በነጭ ሻሽ ጸጉሯን ሸፍናለች።

የኢትዮጵያ ወታደራዊ ማዕረጎችን የሚያሳይ ገበታ ነው። በተለያዩ ሳጥኖች ውስጥ በካኪ ቀለም ላይ የወርቅ ኮከቦችና ሰይፎች ያሉት የተለያዩ የትከሻ ማዕረጎች ይታያሉ። የእያንዳንዱ ማዕረግ የአማርኛና የእንግሊዝኛ ስም ከሥዕሉ በታች ተጽፏል። ገበታው በቀይና አረንጓዴ ቀለም ባለው ባንዲራ ተከቧል።

አስፋልት መንገድ ዳርቻ ላይ የብዙ ሱቆችና ቤቶች ቅልቅል ያሉት ጥፍጥፍ ህንጻዎች አሉ። በመንገዱ ላይ ሰማያዊ ሚኒባሶች እየነዱ ሲሄዱ፣ ብዙ ሰዎች በእግረኛ መንገድና በግንባሮች አጠገብ ይሄዳሉ። የተለያዩ የአማርኛና የእንግሊዝኛ ጽሑፎች ያለባቸው ምልክቶች ተሰቅለዋል።

አረንጓዴ የብረት ሰሌዳ ላይ በአማርኛ እና በእንግሊዝኛ ቋንቋ የድርጅት ማብራሪያ ተጽፏል። በሰሌዳው ላይ“የአማራ ብሔራዊ ክልላዊ መንግሥት የኅብረት ሥራ ማኅበራት ማስተባበሪያ ኤጀንሲ” የሚል ትልቅ ርዕስ አለ። ከታች በቀኝ በኩል አንዲት ሴት ዜና ስትናገር ትንሽ መስኮት ውስጥትታያለች።

ሙሉ በሙሉ በቀይ-ቡናማ በርበሬና በነጭ ዱቄት የተረጨ የክብ እንጀራ ጠረጴዛ ላይ ተቀምጧል። ይህ የእንጀራ አሰራር ፎቶ ከላይ ተነስቶ የምግብን አቀማመጥ በግልፅ ያሳያል። የጨለመ የጠረጴዛ ክፍል ከበስተጀርባው ይታያል።

ወታደራዊ ዩኒፎርም የለበሱ ወታደሮች በተሽከርካሪ ባጊዎች ውስጥ ተቀምጠዋል። ወታደሮቹ ቀይ ኮፍያና አረንጓዴ የፊት ጭንብል አድርገዋል። ተሽከርካሪዎቹ ሰማያዊና ጥቁር ቀለም ያላቸው ሲሆን፣ በላያቸው ላይ መትረየሶች ታይተዋል። ከበስተጀርባ ያልተጠናቀቁ ዘመናዊ ሕንጻዎች ይታያሉ።

ወታደራዊ ልብስ የለበሰ አንድ ወጣት ጠመንጃ ይዞ በደስታ ሲጮህ ይታያል። ዙሪያው ብዙ ወጣቶች ሲኖሩ ከበስተጀርባ በሰማያዊ ሰማይ ስር የኢትዮጵያ ባንዲራ ይታያል።

ከፍ ያለ የቀይ ካሮት ክምር ነው። አንድ እጅ አምስት ትላልቅ እና ደማቅ ካሮቶችን እየያዘ ነው። የተሰበሰበው ትኩስ ምርት ከእርሻ ወደ ገበያ ለመሄድ ተዘጋጅቷል። እጅግ ብዙ ጣፋጭ ሥር አትክልቶች ለሽያጭ ተደርድረዋል።

ከሰንጠረዥ እንጨት ቁርጥራጮች ተሰርቶ የተንጠለጠለ ክብ ቅርጽ ያለው መብራት ነው። የእንጨት ዘንጎች አምፖሉን ከውጪ በኩል ከልለውታል። አምፖሉ ብርሃን ለኩሶ በዙሪያው ሙቀት የሚፈነጥቅ ይመስላል።

"ኩል" ተብሎ የተጻፈበት ሰማያዊ ትሪ ላይ አራት ግልጽ የሆኑ የመጠጥ ውሃ ብርጭቆ ጠርሙሶች ተደርድረው ይታያሉ። እያንዳንዱ ጠርሙስ ቀዝቃዛ ውሃ የያዘ ሲሆን፣ ኩል በሚል ሎጎ ሰማያዊ ወረቀት ተለጥፎበታል። ጠርሙሶቹ ረጅም አንገትና የብረት መክደኛ አላቸው።

ቡናማ ቀለም ያላት ዶሮ በቅርብ እንቁላል ታቅፋ ተቀምጣለች። ዶሮዋ ቀይ ጎፈር ያላት ሲሆን፣ በገለባ በተሠራ ጎጆ ውስጥ በርካታ እንቁላሎችን ታቅፋለች። ዳራው በቀርከሃ እንጨቶች የተሠራ ነው፡፡

ጥቁር ቀይ ወይን ጠርሙስ ቀርቧል። መለያው ላይ "ጎደር" የሚል የአማርኛ ፊደላትና በእንግሊዝኛም የተጻፈ ጽሑፍ አለ። የወይኑ ቀለም ጥቁር ሲሆን፣ መክደኛው በቀይ ተሸፍኗል። የወይኑ ምርት ዓይነት ደረቅ ቀይ ወይን ነው።

በጥቁር ጎድጓዳ ሳህን ውስጥ አምስት የተቀቀሉ እንቁላሎች በጥቁር ቀይ ወፍራም ወጥ ተጠምቀዋል። ወጡ ቅመም የበዛበት የዶሮ ወጥ ነው። በደንብ የበሰለና ማራኪ ወጥ ነው።

ሙሉ በሙሉ ቀይ የወይን ጠጅ የያዘ ጠርሙስ። የጠርሙሱ አናት ላይ ቀይ መክደኛ አለው። በላዩ ላይ ቢጫ ወረቀት ተለጥፎ፣ በግዕዝ ፊደላት "አዋሽ" የሚል ቀይ ጽሑፍ ጎልቶ ይነበባል።

ሰዎች በተከፈተ ክፍት ቦታ ላይ በገበያ ላይ ተሰብስበው የሚገኙበት ሰፊ ትዕይንት ቀርቧል። ብዙ ሻጮችና ገዢዎች መሬት ላይ ተቀምጠው የያዙት እቃ አለ። ከበስተጀርባ በሂደት ላይ ያለ ከእንጨት የተሰራ ትልቅ አጥንት የመሰለ ግንባታ አለ።

የተለያዩ የጥበብ እና የዕደ-ጥበብ ማጣበቂያዎችና ማስዋቢያዎች በግራጫ ዳራ ላይ ቀርበዋል። በስተግራ ሦስት ፌቪ ስቲክ የሚባሉ፣ ሐምራዊ፣ ሰማያዊና ቢጫ ቀለም ያላቸው ሙጫዎች አሉ። ከፊት ለፊት ሰማያዊ ኮሬስ ሙጫ እና ነጭ ፌቪኮል ኤም አር የሚረጭ ማጣበቂያ ይታያሉ።

ሰማያዊ ዳራ ላይ ቀይ ኮከብና ብርሃን ያመነጨ ቢጫ አምባላ የሚታይበት የአማራ ክልል አርማ ነው። በማዕከሉ የኢንዱስትሪ ማርሽ፣ የግብርና ሰብልና ባህላዊ ቤት ያሉበትን ቀይ ባንዲራ አረንጓዴ ቅጠሎች ከበውታል።

የልደት ቀን ዝግጅት ማስዋቢያ በወርቃማ መጋረጃዎችና በነጭ እና ሮዝ አበባዎች ደምቋል። መሀል ላይ ያጌጡ ኬክ ማስቀመጫዎች እና በብርሃን ያጌጠ '11' የሚል ቁጥር አለ። ጠረጴዛው ላይ የተለያዩ ምግቦች፣ የፍራፍሬ ጭማቂዎችና መጠጦች ተቀምጠዋል።

በአረንጓዴ፣ ቀይ እና ቢጫ ቀለም በተሠራ የሩጫ ልብስ የለበሰ አትሌት በጉልበቱ ተንበርክኮ ቆሟል። የወርቅ ሜዳሊያ በአንገቱ ላይ ታስሮ የሚታይ ሲሆን፣ አትሌቱ በነጭ ስኒከር ጫማና ካልሲዎች አድርጓል። ሰውየው ቀጥ ብሎ ወደ ፊት እየተመለከተ ነው።

ውበቷ ሴት ወደ ግራ በኩል እየተመለከተች የውበት ፎቶ ቀረጻ ላይ ትገኛለች። ፀጉሯ በፊቷ ላይ ተጎንጉኖ ከኋላ ተሰብስቦ ነው። በክፍሏ ላይ ነጭ ሻሽ ጠምጥማ በትልቁ ቀይ ድንጋይ ያጌጠ የወርቅ ሐብል ለብሳለች። እጆቿን በደረቷ ላይ አጣምራለች።

ሰፊ በሆነ የመመገቢያ አዳራሽ ውስጥ የራት ጠረጴዛዎች በሮዝ እና በጥቁር ልብስ ተሸፍነው ወንበሮች ተደርድረዋል። በግራ በኩል ባለው ነጭ ግድግዳ ላይ የዛፎችና የእንስሳት ሥዕሎች ተስለዋል። ጣሪያው ላይ ትልልቅ ቡናማ መብራቶች የተንጠለጠሉ ሲሆን ከቤት ውጭ ያለው ።

ሐይቅ ወይም ሰፊ የውሃ አካል ላይ ሞጁል የሚንሳፈፉ መርከቦች መተላለፊያ (ጀቲዎች) ተዘርግተዋል። መተላለፊያዎቹ ወደ ትናንሽ ደሴት ቅርጽ ወዳለው አረንጓዴ መሬት ያመራሉ። በሩቅ በኩል፣ የዛፎች መስመር እና አንድ ህንፃ በውሃው ማዶ ይታያሉ።

አምስት ሰዎች፣ አንድ ሕፃን ጨምሮ፣ በሸክም በተሞላ የአህያ ሠረገላ ላይ ተቀምጠዋል። ሠረገላው ባልተስተካከለ መንገድ ላይ በአህያ ተጎትቷል። ሰዎች፣ አብዛኞቹ አረንጓዴ ብርድ ልብስ ለብሰዋል፣ በዙሪያው በዛፍ በተከበበ መንገድ ላይ ይጓዛሉ።

የእርሻ መሬት ላይ የበሰለ፣ ረዥም አረንጓዴና ቢጫ የእህል ሰብል በቅርበት ይታያል። እህሉ ጥቅጥቅ ብሎ የሚታይ ሲሆን፣ የነፋስ መንቀጥቀጥ ስሜት ይሰጣል።

አረንጓዴ የሣር ሜዳ፣ ዛፎችና ሰማያዊ ሰማይ ያለው የውሃ ማስታወቂያ ሰሌዳ። ሶስት የተለያየ መጠን ያላቸው አምባሳደር የውሃ ጠርሙሶች መሃል ላይ ተደርድረዋል። በላይ በኩል "ጥማችሁ ይቆረጥ!" የሚል የአማርኛ ጽሑፍና የስልክ ቁጥሮች በግርጌው ላይ ተጽፈዋል።

ሴቶችና ወጣት ልጃገረዶች አረንጓዴ እና ነጭ የባህል ልብስ ለብሰው እያጨበጨቡ ነው። ነጭ ሽርጥና በኢትዮጵያ ባንዲራ ቀለማት የተዋበ ጥለት ያላቸው ሻሽ አላቸው። ከጀርባ አረንጓዴ ዛፎችና አንዳንድ ሕንፃዎች ይታያሉ።

ባለ ሁለት ክፍል ረዥም የትምህርት ቤት ህንፃ በጠራ ሰማያዊ ሰማይ ስር ይገኛል። ህንጻው ቢጫ ግድግዳዎችና የብረት ጣሪያ ያለው ሲሆን፣ መሃል ላይ “አስመላሽ ደጀኔ” የሚል አማርኛ ጽሑፍ በላዩ ተለጥፏል። ከፊት ለፊቱ አረንጓዴ የሳር ሜዳና ኮረብታዎች አሉ።

ማዕከላዊው አርማ ሁለት ጥቁር እጆች ወደ ላይ ከፍ ብለው ሲከፈቱ፣ ቀይ እና ሰማያዊ ቀለም ያላቸው ሁለት ምስሎች እጆቹ በያዟቸው ቦታ ላይ ከፍ ብለው ይታያሉ። ከእጆቹ በታች በብሩህ አማርኛ “ብልፅግና ፓርቲ” የሚል ጽሑፍ አለ

ረዣዥም አረንጓዴ ተራሮች ከኋላ በኩል ሰማዩን ዳር ዳር ይላሉ። ከሥሮቻቸው፣ ጥቅጥቅ ባለ ዛፎች የተከበበ ለምለም ሜዳ ይገኛል። ሜዳው ወደ ፊት ሲመጣ፣ የነጠልጠል ዛፎች አረንጓዴ በሆነው ሳር መካከል ተበታትነው ይታያሉ። በሰማይ ጥቂት ነጭ ደመናዎች ይንሳፈፋሉ።

የአትክልት ሥፍራ ሥራ ላይ የሚውሉ ስድስት ትናንሽ የእጅ መሣሪያዎች በነጭ ዳራ ላይ ተቀምጠዋል። መሣሪያዎቹ ጥቁር የብረት ጭንቅላትና ቡናማ የእንጨት እጀታዎች አሏቸው። አካፋዎች፣ አርማጆችና አፈር መቆፈሪያ ጥርስ ያላቸው መሣሪያዎች አብረው ቀርበዋል።

አንዲት ሴት በብርቱካናማ እና ቡናማ ቀለሞች ላይ ሰማያዊ እና ቢጫ አበቦች ያሉት ረዥም ቀሚስ ለብሳለች። ሴትየዋ ጥቁር ፀጉር ያላት ሲሆን፣ በደስታ ቆማ ወደ ጎን እየተመለከተች ይታያል።

የደብረ ብርሃን ዩኒቨርሲቲ አርማ በሰማያዊ ዳራ ላይ ጎልቶ ይታያል። አርማው ቢጫ ቁልፍ ቅርጽ ያለው ሲሆን፣ በላዩ ላይ ክፍት መጽሐፍ፣ የኢትዮጵያ ባንዲራ እና ማይክሮስኮፕ ያለበት ቀይ የማርሽ ምልክት አለበት። ከታች በአማርኛ እና በእንግሊዝኛ የዩኒቨርሲቲው ስም ተጽፏል።

አንጸባራቂ የደንብ ልብስ የለበሱ ወታደሮች በሁለት መስመር በረጅም እና ጥለት ባለው ምንጣፍ ጎን ለጎን ተሰልፈዋል። ከኋላ ትልቅ ነጭ አውሮፕላንና በርካታ ባንዲራዎች በሌሊት አየር ማረፊያ ላይ አሉ።

በነጭ ዳራ ላይ ሁለት የማንጎ ጭማቂ ጠርሙሶች ተሰርተዋል። ሁለቱም ጠርሙሶች ደማቅ ብርቱካንማ ቀለም ያለው ፈሳሽ ይዘዋል። ትንሹ ጠርሙስ ብርጭቆ ሲሆን፣ ትልቁ ደግሞ ፕላስቲክ ነው። ሰማያዊ መለያ ላይ “ራኒ ማንጎ” ተብሎ በነጭ ፊደል ተጽፏል።

በርካታ ሴቶች፣ ወንዶች እና ልጆች በኮንክሪት መድረክ ላይ ቆመዋል። በዙሪያቸው ብዙ ሰማያዊ፣ ነጭ እና ቢጫ ጀሪካኖችን ይዘው ውሃ ይሞላሉ። ከበስተጀርባ ነጭ ላንድክሩዘር እና ሰማያዊ ሰማይ አለ።

በግንባር ቀደምትነት ያለው አበባ ትልቅ ክብ ቅርጽ ያለው ሲሆን ቀለም አልባ ወይም ነጭ-ግራጫ ሲሆን፥ ሹልና ትናንሽ የሆኑ ብዙ የአበባ እንጨቶች አሉት። ከዚህ ከሾህ ኳስ በስተቀኝ በኩል ትልልቅና አረንጓዴ የሆኑ የእጽዋቱ ግንድና ቅጠሎች ይታያሉ።

የኢትዮጵያ ኦርቶዶክስ ቀሳውስት በድንጋይ ዋሻ ውስጥ ባለው ክፍል ውስጥ በጸሎት ላይ ናቸው። ነጭ ካባ ለብሰው ሲቀመጡ የጸሎት መጽሐፍ፣ ከበሮዎችና የእንጨት መስቀሎች በዙሪያቸው ይታያሉ።

ወንዶች በብዛት ነጭ የኢትዮጵያ ባህላዊ ልብሶችን ለብሰው በተሰበሰቡበት ይታያሉ። መሀል ላይ ያለው ወጣት ፈገግታ ያሳያል፣ ከበሮ ተቀምጦበታል። ሌሎችም በአብዛኛው ነጭ ሻማ ለብሰዋል፣ አንዳንዶቹም ጥቁር ፀጉር ወይም ኮፍያ አድርገዋል።

ደማቅ በሆነ የዘይት ቀለም የተሳለ ሥዕል ኢየሱስ ክርስቶስን አክሊለ-እሾህና ብርሃናማ ሃሎ ለብሶ ያሳያል። ቀይና ሰማያዊ ልብስ ለብሶ፣ የሰማዕትነት መሣሪያዎችን ይዟል። ከበስተጀርባው ደብዘዝ ያለ ብርቱካናማ ሰማይ ሲሆን በግራ በኩል ደግሞ ከፊል መስቀል ይታያል።

ክብ ቅርጽ ያለው ከእንጨት የተሰራ ቄንጠኛ የጣሪያ መብራት ይታያል። መብራቱ ከጨለማው ግድግዳ ዳራ ላይ የተንጠለጠለ ሲሆን፣ በውስጡ ያለው ደብዘዝ ያለ ብርሃን በግልጽ ይታያል። የእንጨት ቁርጥራጮቹም በግልጽ ጎልተው ይታያሉ።

ጎን ለጎን የእንጨት አጥሮች ያለው ጥምዝ የእንጨት ድልድይ በጸጥታ የውኃ አካል ላይ ተዘርግቷል። ውኃው የተረጋጋ ሲሆን፣ ዙሪያውን አረንጓዴ ሣርና ዛፎች አሉ።

ጥቅጥቅ ባለ አረንጓዴ ቅጠላማ ተክል መሃል በቡድን የወጡ ደማቅ ብርቱካናማ ፍሬዎች ጎልተው ይታያሉ። ቅጠሎቹ ረዣዥምና የሚያብረቀርቁ ሲሆኑ፣ ተክሉ በውሃ የረጠበ በሚመስል እርጥበት ባለው አፈር ውስጥ ይበቅላል። ተፈጥሮአዊ የሆነ ብሩህ ገጽታ አለው።

አንድ ወጣት በብዙ ባዶ የፕላስቲክ ጠርሙሶች ክምር ፊት ለፊት ቆሟል። ግለሰቡ ወደ ኋላ ዞሮ ያረጀ በሚመስል መጠለያ ውስጥ ሥራ ላይ ተጠምዷል። በስተጀርባ የተጣራ ከረጢቶችና የብረት አጥር አሉ።

መንገድ ዳር ላይ አራት ሰዎች በንጣፍ ላይ ተቀምጠዋል። አንድ ወጣት ጫማውን እያጸዳ ሲሆን ሌሎች ሁለት አዋቂ ወንዶችና አንድ ልጅ አጠገቡ አረንጓዴ የብረት አጥር ላይ ተቀምጠዋል።

አስር እና ከዛ በላይ ፎቆች ያሉት፣ ሙሉ በሙሉ ያልተጠናቀቁ ሁለት የጋራ መኖሪያ ሕንፃዎች ይታያሉ። ሕንፃዎቹ በሰፋፊ መስኮቶች እና በረንዳዎች ያጌጡ ናቸው። ከበስተጀርባ ሰማያዊ ሰማይ አለ።

ባህላዊ ነጭ የኢትዮጵያ ልብስ የለበሰች ሴት ቡና እያፈላች ትታያለች። ሴትየዋ በቀኝ እጇ ጥቁር የሸክላ ጀበና ይዛ፣ ትናንሽ ኩባያዎች በተቀመጡበት ዝቅተኛ ጠረጴዛ ላይ ቡና ትገለብጣለች። የልብሷ ስር ከኢትዮጵያ ባንዲራ ጋር ተመሳሳይ የሆኑ ቀይ፣ ቢጫና አረንጓዴ ቀለሞች አሉት።

አንድ ገበሬ ኮፍያ አድርጎ ጥቁር ከብቶችን ተጠቅሞ መሬት ሲያርስ በትኩረት ይታያል። ከታች በቀኝ በኩል አንዲት ሴት ዜና ስታቀርብ የሚያሳይ ትንሽ መስኮት እና ቀይ የዜና መግለጫ አሞሌ አለ።

ጥልቅ ሰማያዊ በሆነ ምሽት ላይ በጠባብ የእግረኛ መንገድ አንድ ሰው በግድግዳዎች መካከል ተቀምጦ በልብስ ስፌት ማሽን ይሰራል። ደማቅ ቢጫ መብራት ከግራ በኩል ያለውን ግድግዳ እና መንገዱን ያበራዋል።

አንድ ሳሎን ውስጥ ከእንጨት የተሠሩና ግራጫ ሶፋ ያላቸው ዘመናዊ የቤት ዕቃዎች ተደርድረዋል። የሁለትና የአንድ መቀመጫ ሶፋዎች፣ መካከለኛ ጠረጴዛ፣ ቴሌቪዥን ማስቀመጫ እና የጎን ጠረጴዛዎች አሉ። ወለሉ ላይ የጌጥ ምንጣፍ ተነጥፏል።

ሰፊ አስፋልት ከመካከሉ በመስመር የተተከሉ ዉብ የዘንባባ ዛፎች ከአስፋልቱ ዳር እና ዳር በአረንጓዴ እፅዋት እና ሳር ተሸፍኗል። መሀል አስፋልቱ ላይ ባጃጅ ይጓዛል። ሁለት ሳይክል የሚያሽከረክሩ ሰዎች የመንገዱን ቀኝ ጠርዝ ይዘዋል።

ጥንታዊ ቢጫ ቀለም የተቀባ ባለ ሁለት ፎቅ ሕንፃ ይታያል። ሁለተኛው ፎቅ የእንጨት በረንዳ ያለው ሲሆን፣ በረንዳው ውብ ቅርጽ ባለው የእንጨት አጥርና መደገፊያ ያጌጠ ነው። ሕንፃው ጥቁር ቡናማ ቀለም ያላቸው በሮች እና መስኮቶች አሉት።

ከእንስሳት ቆዳ የተሰሩ ባህላዊ የሙዚቃ መሳሪያዎች ነጭ ዳራ ላይ ተቀምጠዋል። ከነሱ አራት ያህል ጥቁርና ነጭ ቀለም ያላቸው የከበሮ ቅርጽ ያላቸው ነገሮች ጎልተው ይታያሉ። ሁለቱ ክብ ቅርጽ ያላቸው ሲሆኑ፣ አንዱ ደግሞ አራት ማዕዘን ቅርጽ አለው።

በትልቁ ከተማ መሃል የሚገኝ የፍሳሽ ውሃ ማጣሪያ ጣቢያ በአየር ላይ ተነስቶ ይታያል። አራት ክብ ቅርጽ ያላቸው ታንኮችና ብዙ አራት ማዕዘን ቅርጽ ያላቸው የውሃ ማጣሪያ ክፍሎች አሉ።

አረንጓዴ፣ አበባ ያለበት ቀሚስ የለበሰች ወጣት ልጅ በደስታ ፈገግታ የውኃ ፓምፕ ትሠራለች። ከትከሻዋ ላይ ነጭ የፕላስቲክ ዕቃ አንጠልጥላለች፤ የኋላው ስፍራም አረንጓዴ በሣር የተሸፈነ ነው።

ሁለት የማጣበቂያ ቴፕ መቁረጫዎች ጎን ለጎን ተቀምጠዋል። አንደኛው መቁረጫ ጥቁር ሲሆን ሁለተኛው ደግሞ ደማቅ ሰማያዊ ነው። ሁለቱም መቁረጫዎች እጀታ አላቸው እና በእያንዳንዱ ላይ የማስጠንቀቂያ ምልክት አለ።

በተደራራቢ የሐረግ ፊደል ቅርጽ የተነደፈ ዘመናዊ የቤተ-መጻሕፍት ህንፃ። ግዙፉ የመስታወት መስኮቶች በረዣዥም ምሰሶዎች የተደገፉ ሲሆን፣ የሚለው ስም ከታች በኩል ተጽፏል። ከፊት ለፊት ጥቂት ሰዎች በእግረኛ መንገድ ሲጓዙ ይታያሉ።

ግራጫ ሱሪ የለበሰ ሰው ሐምራዊና ጥቁር ቀለም ያለውን ቫክዩም ማጽጃ ተጠቅሞ ነጭ ምንጣፍ እያጸዳ ነው። ማጽጃው የቆሻሻ ክምርን በአንድ ረጅም መስመር ሲያነሳ ይታያል። ከበስተጀርባ ግራጫ ሶፋና የእንጨት ጠረጴዛዎች ያሉበት ዘመናዊ ሳሎን ክፍል አለ።

አብዛኛው በቀይ ቡናማ ድንጋይ የተቀረጸው የላሊበላ ቤተክርስቲያን ከጥልቅ ጉድጓድ መካከል በግልጽ ይታያል። ቤተክርስቲያኑ በርካታ ቀጥ ያሉ አምዶች እና በመስቀል ቅርጽ የተሰሩ መስኮቶች አሉት።

ባለ ብዙ ዓይነት ንድፍ እና መጠኖች ያላቸው የሚያብረቀርቁ ወርቃማ ቀለበቶች በረጅም ረድፎች ተሰልፈዋል። ቀለበቶቹ ነጭ እና ለስላሳ በሆነ መድረክ ላይ ተደርድረው፣ በጌጣጌጥ መደብር ውስጥ እንደተቀመጡ ይታያል።

የሕንጻ ግንባታ ሥራ ላይ ሠራተኞች ከፍታ ላይ ሲሠሩ ይታያል። በዙሪያው ብረት ምሰሶዎች እና አግዳሚዎች ያሉት የዘረጋ የእስካፎልዲንግ መዋቅር አለ። አራት የብረት አርማታዎች ወደ ሰማይ ቀጥ ብለው ይወጣሉ።

ቀይ እና ጥቁር ክንፎች ያሉት ግራጫ ወፍ በአየር ላይ እየበረረ ነው። ክንፎቹ ነጭ ነጠብጣቦች ሲኖራቸው፣ ዳራው ደብዛዛ አረንጓዴ ነው። ወፉ ጥቁር ምንቃርና በራሪ እግሮቹን አሉት።

ሙሉ የጋዜጣ ገጽ በአማርኛ ጽሑፍና ሥዕሎች የተሞላ ነው። ከታች ባለው ሥዕል ሁለት ወንዶች መደበኛ ልብስ ለብሰው ውጪ ቆመው ሲነጋገሩ፣ አንደኛው በሰነድ የተሞላ ወረቀት ይዞ ይታያል።

ጠቆር ያለ የቆዳ ቀለም ያለው ሰው በጨለማ ዳራ ፊት ለፊት ቆሟል። ሰውዬው በሁለት እጆቹ ራሱን ይዞ ጭንቀትና ሀሳብ ውስጥ ያለ ይመስላል። ከስር የአማርኛ ርዕስ ድምጽህ የሰማይ በረከት ነውና የሚል ጥቅስ ተጽፏል።

የባህል ነጭ ቀሚስ የለበሰች ሴት አካል ይታያል። ቀሚሱ በደረትና በእጅጌው ላይ በቀለማት ያሸበረቁ ጥልፎች አሉት፤ በወገቡ አካባቢ ደማቅ ሰማያዊና አረንጓዴ የባህል ጌጣጌጥ አለበት።

ሶስት ሰዎች ሻማ የሚመስል ልብስ ለብሰው ዱላ ተሸክመው ሲጓዙ ቀርበዋል። የሰውዬቹ ምስሎች በፀሀይ ብርሃን ምክንያት ደብዝዘው ይታያሉ። ከበስተጀርባ ኮረብታማና ደብዛዛ መልክዓ ምድር አለ።

በጣና ሐይቅ ውስጥ እየዋኙ የሚገኙ አምስት ሰዎች ሲሆን ሁሉም በፍጥነት እየዋኙ ያሉ ይመስላሉ ። እንዲሁም ደግሞ እየተወዳደሩ ነው እና እየተፎካከሩ ይገኛሉ።

ብስክሌቱ በቀላል ቡናማ ቀለም የተሰራ ሲሆን፣ ቡናማ መቀመጫ እና ጥቁር እጀታ አለው። ብስክሌቱ ከፊት ለፊቱ ጥቁር ቅርጫት፣ ከኋላው የሻንጣ መደርደሪያ እና በስተግራ በኩል መደገፊያ አለው። ሙሉ በሙሉ ነጭ በሆነ ዳራ ላይ አለ።

ከመሬት ተነስቶ የሚዘረጋ የበቆሎና ገብስ የሚመስል የእህል እርሻ ይታያል። ረዣዥም የሆኑት የእህል ግንድና ቅጠሎች አረንጓዴ ሲሆኑ፣ ራሶች ደግሞ ቢጫና ቡኒ ቀለም አላቸው። ከበስተጀርባ ጥቅጥቅ ያሉ ዛፎችና ትንሽ ሰማያዊ ሰማይ ይገኛል።

ሶስት ጥቁርና ቁመት የሚስተካከል መቀመጫዎች ያሉት የፀጉር ቤት ወንበሮች ግራጫ ግድግዳ ባለበት ክፍል ውስጥ ተደርድረዋል። በእያንዳንዱ ወንበር ላይ ከላይ ወደ ታች የወረደ፣ ከጥቁር ጣሪያ ጋር የተያያዘ የፀጉር ማድረቂያ (ደርቆር) ::

ከታች የተቀመጠ ጥቁር ጎድጓዳ ሳህን ውስጥ በርበሬ የተጨመረበት የጥብስ ስጋ አለ። በጎን በኩል ጠፍጣፋ ነጭ ሳህን ላይ ሁለት የተጠቀለሉ ቡኒ የቂጣ ቁርጥራጮች ተቀምጠዋል።

ጥቁርና ነጭ የእንጨት ቅርንጫፎች ከፍ ብሎ ያለውን ሰማያዊ ሚናሬት መስጊድ ይደግፋሉ። ሚናሬቱ ከታች በኩል ከፍ ብሎ የቆመ ሲሆን በአጠገቡ የኤሌክትሪክ መስመሮች ተዘርግተዋል። ከታች ጥቂት የአረንጓዴ ቅጠሎችና የዛፍ ግንድ ቁርጥራጭ ይታያል።

ወጣቶቹ ነጭ የባህል ልብስ ለብሰዋል። በጭንቅላታቸዉ ከነጭ የተሰራ ጫፉ ላይ አረንጓዴ፣ ቢጫ እና ቀይ ክር የተሰራ ሻሽ አድርገዋል። የገና መጫወቻ ይዘዋል።

አንዲት ፈገግታ ያላት ሴት የቅርብ ፎቶግራፍ ቀርቧል። የተጠማዘዘ ቡናማና ወርቃማ ቀለም የተቀላቀለበት ፀጉር አላት። የጨረቃ ቅርጽ ያላቸው የጆሮ ጌጦችና የአንገት ጌጥ አድርጋለች። በአንገቷ አካባቢ ጥልፍ ያለበት ባህላዊ ልብስ ለብሳለች።

ዘመናዊ የልብስ መተኮሻ ካዉያ ማሽን ጥቁርና ነጭ ቀለም ያለዉ ዥንጉርጉር ነዉ። ከካዉያዉ መያዣ ላይ ቀጭን ገመድ ተሰክቷል። ከጎን ተተኩሰዉ ታጥፎ የተደራረቡ ልብሶች ተቀምጠዋል።

የጎዳናውን ዳርቻ የያዙ ሐምራዊ አበባዎች ያሏቸው ትላልቅ ዛፎች ይታያሉ። መካከለኛው መንገድ በብዙ ተማሪዎችና ጥቂት ተሽከርካሪዎች የተሞላ ነው። በሩቅ ርቀት ላይ ሰዎች ወደ ላይ ሲወጡ ይታያሉ፣ ሰማዩም ሰማያዊና ጥርት ያለ ነው።

ከፊል የተሞላ የአምቦ የማዕድን ውኃ ጠርሙስ በጠረጴዛ ላይ ቆሟል። ጠርሙሱ ላይ ከዛፍና ከሰማያዊ ዳራ ጋር 'አምቦ' የሚል የአማርኛ ጽሑፍ ተለጥፏል። ውኃው ቀለሙ ግልጽ ሲሆን ከበስተጀርባ አረንጓዴና ቀይ ዕፅዋት ይገኛሉ።

አንገት ላይ የሚታሰረው ጥንታዊ ወርቃማ የአንገት ጌጥ፣ ውስብስብ ቅርጻ ቅርጾችና ቀይና አረንጓዴ የከበሩ ድንጋዮች አሉት። ይህ ጌጥ የመንፈስን ነፃነትና የጥበብ ብልጽግናን የሚያሳይ ነው።

በርካታ ተጓዦች በዘመናዊ የኤርፖርት መውጫ አዳራሽ ውስጥ ሰማያዊ ወንበሮች ላይ ተዘርግፈው ተቀምጠዋል። አንዳንድ ሰዎች ጭምብል አድርገዋል፤ ከፊት የሚታየው ሰው ቀይ ብርቱካንማ ጃኬት ለብሷል።

ብዙ ስደተኞች ከሞላች ትንሽ ጀልባ ውስጥ ወጥተው ትልቅ የባህር ኃይል ጀልባ ላይ ለመውጣት እየሞከሩ ነው። ወታደራዊ ልብስ የለበሱ ሰዎች በባህር ኃይል ጀልባው ላይ ቆመው ሲታዩ፣ ሰዎች በጅምላ ወደፊት ተጋፍተዋል። ድርጊቱ የሚካሄደው ከድንጋያማ ወደብ አጠገብ ነው።

ሳሎን የጥርስ ክሊኒክ ማስታወቂያ ላይ፣ ጥርስ የሳቀች ቆንጆ ሴት በደስታ ፈገግታ ታያለች። በራሷ ላይ ባለ ጥብጣብ ባንድ አድርጋለች። ማስታወቂያው "ውድ የጥርስ ህክምና ይፈልጋሉ?" የሚል ጽሑፍ የያዘ ሲሆን፣ የአድራሻና የስልክ ቁጥር መረጃም ከታች አለው።

ከመሬት አፈር በተሰራ ቢጫ ግድግዳ ባለው ቤት በር ላይ ሶስት ሴቶች ቆመዋል። አንደኛዋ ነጭ ልብስ ለብሳ በሩ መሃል ስትቆም፣ አንዷ ቢጫ ለብሳ ተቀምጣለች፣ ቀይና ብርቱካንማ የለበሰችው ደግሞ በጎን ቆማለች። ከበሮቹ አረንጓዴ ቀለም አላቸው።

ለብረቱ ቀለሙ የሚያብረቀርቅ ጥቁርና ብር የሆኑ የፊሊፕስ የውሀ ማሞቂያ መሳሪያ በገለልተኛ ዳራ ላይ ቀርቧል። መሣሪያው ጥቁር መያዣ፣ ክዳንና መቀመጫ አለው። የመቆጣጠሪያ ቁልፉ በቀይ ቀለም ጎልቶ ይታያል።

ሁለት ሰዎች አረንጓዴ የቬልቬት ካባና ወርቃማ ዘውድ የመሰለ ባህላዊ የቤተክርስቲያን ልብስ ከኋላ ሆነው ይታያሉ። ካባዎቹ በወርቃማ መስቀሎችና በብርሃን አረንጓዴ ጥልፍ አጌጠዋል። ከበስተጀርባ ቀስተ ደመና ቅርጽ ያለው መግቢያ እና ቤተክርስቲያን የሚመስል ሕንፃ ጎልቶ ይታያል።

ነጭ ቀለም ያለው፣ ከፊት ለፊት ጥቁር መከላከያ ያለው፣ ሶስት ጎማ ያለው እና በሾፌር የሚመራ የዘመናዊ ባጃጅ ተሽከርካሪ በቤት ውስጥ ወይም ኤግዚቢሽን ላይ ቆሞ ይታያል።

ወይን በሃገራችን ውስጥ በጣም ብዙ ሽያጭ ያለው የአልኮል አይነት ነው። በተለያየ ቀለም እና ይዘት የሚዘጋጅ ሲሆን ማለትም ቀይ ወይም ነጭ ቀለም እንዲይዝ ተደርጎ ሊዘጋጅ ይችላል።

በርካታ አረንጓዴ እና አንድ ቀይ በርበሬ በትክክለኛ ተክል ላይ ቃሪያ ፍሬ አሉ። ተክሉ ጥቅጥቅ ያለ አረንጓዴ ቅጠሎች አሉት። አንድ ቢጫ ቅጠል ከስር ተንጠልጥሏል። ቃሪያው ለመብሰል እየተቃረበ ነው። እያንዳንዱ ቃሪያ ረጅም እና ቀጭን ቅርጽ አለው።

ሦስት መደርደሪያዎች በፕላስቲክ ከረጢት የታሸጉ የተለያዩ ዱቄት ምርቶችን ይዘዋል። የላይኛው ቀይ በርበሬ፣ መካከለኛው ደግሞ ቢጫ ሲሆን፣ የታችኛው ነጭ ዱቄት ተደርድረዋል።

ወደ ሰባት የሚጠጉ የጸጥታ አባላት በቶዮታ ፒክአፕ የጭነት ክፍል ላይ ተቀምጠው። ወታደሮቹ ሰማያዊ ዩኒፎርም ለብሰዋል። አንድ ሰው ወደ ፊትፊቱን አዙሮ ሲመለከት፣ ሌሎች ወደ ኋላ ተቀምጠዋል። መኪናው ላይ ቢጫ፣ ብርቱካናማ እና ቀይ ንድፍ ያለው ፍራሽ ተቀምጧል።

ቡኒ ዳራ ላይ በላይኛው ክፍል "ሥዕላት" በሚል ርዕስ ነጭ የአማርኛ ፊደላት ተጽፈዋል። ከታች ደግሞ የተለያዩ ቀለማትና አይኖች ያሉት ካሬ ቅርጽ ያለው ሥዕል ተቀምጧል።

ሙሉ ለሙሉ የፊትለፊት እይታ ላይ፣ 'ዋልያ' የሚል ስያሜ ያለው የኢትዮጵያ ቢራ ጠርሙስና ከመለስተኛ የአረፋ መጠን ጋር በብርጭቆ ውስጥ የፈሰሰ ቢራ አለ። ከጀርባ ሶስት ተጨማሪ ጠርሙሶች ተደርድረዋል፤ እንዲሁም የዋልያ ፍየል አርማ የያዘው ጠርሙስ አለ

የ“ሪፖርተር” ጋዜጣ ዋና ገጽ ይታያል። የጠቅላይ ሚኒስትር ዐቢይ አሕመድ እና የአቶ ገዱ አንዳርጋቸው ምስሎች ጋር የተለያዩ ዜናዎች ተጽፈዋል። ከጎን ማስታወቂያዎች አሉ።

አምስት ሰዎች በገጠሩ አካባቢ ባለ የእንጨት አጥር ባለው ጠባብ የጭቃ ድልድይ አጠገብ ቆመዋል። በስተቀኝ ያለው ሰው ወደ ድልድዩ ሲያመለክት፣ ከበስተጀርባ ጥቅጥቅ ያሉ አረንጓዴ ቁጥቋጦዎችና ትንሽ ጅረት ይገኛሉ።

መደርደሪያ ላይ ብዙ ዓይነት የቸኮሌት ምርቶች ተደርድረው ይታያሉ። ትላልቅ የ'ስኒከርስ' እና 'ትዊክስ' ቸኮሌቶች በዋነኝነት ይገኛሉ። ከእነዚህም በተጨማሪ 'ማልተሰርስ' እና 'ኤም ኤንድ ኤም' የሚባሉ ጣፋጮች ይገኛሉ። እነዚህ ጣፋጮች የሚሸጡበት መደብር ውስጥ ነው።

አንድ ባህላዊ የኢትዮጵያ ምግብ በቅርበት ቀርቧል። ምግቡ በትልቁ የተቆራረጠ ኢንጀራ ላይ የቀረበ ቀይ ወጥ ነው። በወጡ መሃል ከአጥንቱ ጋር ትልቅ የዶሮ ሥጋና ግማሽ የተላጠ የተቀቀለ እንቁላል ተቀምጧል። እንቁላሉና ሥጋው በወጡ ውስጥ ተዘፍቀው ቀይ ቀለም አግኝተዋል።

ቢጫማ የእንጨት ጠረጴዛ ላይ የሚያብረቀርቅ የብረት መለኪያ ቴፕ ተቀምጧል። ከቴፕ ውስጥ ከሰባት ኢንች በላይ ቢጫ ቀለም ያለው ርዝመት መለኪያ ወደ ግራ ተስቦ ታይቷል፣ የቴፕው መጨረሻ ብረታማ መንጠቆ አለው።

ይህ ምስል ከላይ እስከ ታች በጥቁር ቀለም በተሰለፉ ጥቃቅን ፊደላት የተሞላ የአማርኛ ፊደል ገበታ ያሳያል። የፊደል ገበታው በሁለት የተከፈለ ሲሆን፣ በአራት ማዕዘን ሰማያዊ ቀለም የተሰመሩ ትናንሽ ፊደላት በአቀባዊ ተደርድረዋል።

የኢትዮጵያ ህዳሴ ግድብ ላይ በጣም ትልቅ አሻራ ከጣሉ ሰዎች መካከል አንዱ እና ዋነኛው ኢንጂነር ስመኘው በቀለ ይባላሉ። ህይወታቸው ከማለፉ በፊት የህዳሴ ግድብ መጀመር እና ሂደት ላይ በጣም ትልቅ አስተዋጽኦ አበርክተዋል።

በባህላዊ የዕደ-ጥበብ እቃዎች የተሞላ የገበያ መደብርን ያሳያል። የተለያዩ ቅርጾች ያላቸው ብዙ የተሸመኑ ቅርጫቶችና ኮፍያዎች ተደርድረዋል። ሰማያዊ ቀለም ያላቸው ክብ እቃዎች እንዲሁም በግድግዳ ላይ የተሰቀሉ ስዕሎችና መለከቶች በግልጽ ይታያሉ። አንዲት ሴት ሱቁ ውስጥ ተቀምጣለች።

የወርቅ መልክ ያለው የህንድ ጌጣጌጥ ስብስብ በግራጫ እንጨት ወለል ላይ ይታያል። ስብስቡ ጥቁር እንቁዎች ያሉት የአንገት ጌጥ፣ ሁለት የጆሮ ጌጦችና የራስ ጌጥ አሉት።

ጥንታዊ የአክሱም ሐውልቶች በሰፊ ሜዳ ላይ ቆመዋል፤ አንዳንዶቹ ወደ ላይ ሲያሻቅቡ፣ አንድ ትልቅ ሐውልት ደግሞ ወድቆ አለ። ከፊት ለፊት ቡናማ ድንጋዮች ተከምረዋል። ሐውልቶቹ በዛፎችና በአረንጓዴ ዕፅዋት የተከበቡ ሲሆኑ፣ ከላይ ሰማያዊና ነጭ ደመና ያለበት ሰማይ አለ።

የተጋደመች ሴት ባህላዊ የጥልፍ ልብስ ለብሳ፣ ጥቁር ጀበና በእጇ ይዛ ቡና እየቀዳች ነው። ቡናው ባለጌጥ የእንጨት ጠረጴዛ ላይ በተደረደሩ ትናንሽ ጽዋዎች ውስጥ ሲሆን፣ ከፊት ለፊት ባህላዊ ምግቦች ይታያሉ።

ነጭ አንሶላ የለበስ ከእንጨት የተሰራ ዘመናዊ አልጋ ላይ ሁለት ትራስ ጋር ተነጥፏል። አልጋዉ እራስጌ ከግራና ከቀኝ ወጣ ያሉ መካከል ላይ ወጣ ገባ የሆነ አሰራር አይነት አለዉ።

የቢጫ እና ቀይ ቀለማት ዳራ ባለው ማስታወቂያ ላይ፣ 'ዳንኪራ' የተሰኙ የወይን ኮክቴሎች ሁለት የተለያዩ ጣዕሞች በጠርሙስ ውስጥ ተረጭተው ቀርበዋል። በግራ በኩል ቢጫ የፓፓያ ፍሬ የሚመስሉ ነገሮች ሲታዩ፣ በቀኝ በኩል ቀይ እንጆሪ ፍሬዎች ውሃ ውስጥ ሲንሳፈፉ ይታያሉ።

አራት ሰዎች በሳራማ ቦታ ላይ ቆመዋል የቆሙበት አካባቢ ላይም ለዉሃ ማውጫነት የሚያገለግሉ መሳሪያዎች የሚገኙ ሲሆን ከመካከላቸው አንዱ ግለሰብ ይሄንን መሳሪያ በእጁ ወደታች እየተጫነ ይሞክራል።

አንድ ነጭ ክብ ሳህን ላይ የተቆለለ ለስላሳና ቡናማ ቀለም ያለው እንጀራ በቅርብ ቀርቧል። የእንጀራው ገጽታ በሆስ ይሞላል፤ ይህም የባህርይው መገለጫ ነው። ከሳህኑ ስር ነጭ ልብስ አለ።

ትልልቅ ነጭ ፔሊካኖች ቡድን በአረንጓዴ ውሃ ውስጥ ምግብ ለማግኘት ሲፎካከሩ ይታያሉ። አብዛኞቹ አፋቸውን ከፍተውና አንገታቸውን ወደላይ ዘርግተው ይታያሉ። አንድ ፔሊካን ከላይ በሰማያዊው ሰማይ ላይ ወደታች እየበረረ ይመጣል። በስተጀርባ ትልቅ የውሃ አካል አለ።

ምሽት ላይ እጅግ በጣም ብዙ ሕዝብ በተሰበሰበበት ክፍት ቦታ፣ ረዥም ቅርፅ ያለው ነገር በብርቱ ነበልባል እየነደደ ይታያል። የሰዎች ስብስብ ፎቶ በማንሳት ላይ ነው።

ታይክዎንዶ ልብስ የለበሰ፣ ጥቁር ቀበቶ ያደረገ አንድ ወጣት ይታያል። ሰውየው አንድ እግሩን ብቻ በመሬት ላይ አቁሞ በመጠነኛ የሰውነት እንቅስቃሴ ላይ እያለ፣ በብብቱ ስር ብረት የያዘ ክራንች አድርጓል። ።

የበሰለ የቲማቲም አትክልት ከፊቱ ቀይ የሆነ ነዉ። ብዛት ያላቸዉ ቀይ ሆኖ የበሰለ የቲማቲም አትክልት አረንጓዴ ቅጠል ያለዉ ነዉ። ለአትክልቱ መደገፊያ የሚሆን ነገር ዉስጥ ለዉስጥ ተደርጓል።

ብዛት ያላቸው ቢጫና አረንጓዴ የሆኑ ታክሲዎች ከኋላ በኩል በተከታታይ ረድፎች ቆመዋል። መኪኖቹ አዲሶች ሲመስሉ፣ በርካታ ሰዎች ከበስተጀርባ በተጨናነቀ ቦታ ላይ እየተንቀሳቀሱ ነው። ከታክሲዎቹ ጀርባ ድልድዮች እና ትላልቅ የከተማ ሕንፃዎች አሉ።

አንዲት ሴት በቀኝ እጇ ነጭ ነገር ይዛ ፊቷ ላይ አድርጋዋለች። ግማሽ ፊቷ ላይ ጥቁቁር ነጠብጣቦች የሚገኙ ሲሆን ግማሽ ፊቷ ግን ጥርት ያለ ነው።

በትንሽ ጥቁር እና ቢጫ ቱቦ ውስጥ ያለው ሱፐር ግሉ ሙጫ በነጭ ጀርባ ላይ ተቀምጧል። ከሙጫው ጋር የተጣበቀውን ጫፍ ለመበሳት የሚያገለግል በክብ ነጭ ራስ ያለው ትንሽ ብረት በጎኑ ላይ ይታያል። ሙጫው ሦስት ግራም ክብደት አለው።

ግዙፍ ክብ ቅርጽ ያለው የስፖርት ስታዲየም ግንባታ በከተማው መሃል ከፍተኛ ደረጃ ላይ ደርሷል። ግራጫ ኮንክሪት ዋናውን መዋቅር ሲሸፍን፣ ቢጫ ክሬኖች በግንባታው ስራ ተሰማርተዋል። በዙሪያው በብዛት የቆሙ ረዣዥም የከተማ ህንፃዎች ተበተነው ይታያሉ፤

አንገት ላይ የሚደረግ የጌጥ አይነት ሀብል በቁጥር ሰባት የሚሆኑ በስርዓት ተዘርግተዉ ተቀምጠዋል። ሰባቱም ሀብል የተለያየ የአሰራር አይነት አላቸዉ። ነጭ ነገር ከሀብሉ ዉስጥ ከፍ ማድረጊያ ተደርጓል።

በዘመናዊ መንገድ የተሰራ ክፍት ኩሽና ይታያል፤ የጎላ ነጭ ካቢኔቶች በሁለት ግድግዳዎች ተከበው ተሰርተዋል። በካቢኔቶች መካከል ባለ ብዙ ቀለም ንጣፎች አሉ፤ መስኮት በግራ በኩል ሲኖር ወለሉ ላይ የግንባታ እቃዎች ተበትነዋል።

አጭር የእንጨት እጀታ ያላቸው ብዙ ቁርጥራጭ ማጭዶች መሬት ላይ ተከምረዋል። የማጭዶቹ ስለቶች ጥቁርና ዝገት የያዙ ይመስላሉ። ከበስተግራ በኩል ቀይ ቦርሳና ነጭ ፌስታል ይታያል። በስተቀኝ ደግሞ ሰማያዊና ነጭ የፕላስቲክ ዕቃዎች አሉ።

ከፊት ለፊት አንድ የእግር ኳስ ቡድን በተሰለፈ መልኩ ቆሟል። ወንዶቹ ነጭና ብርቱካናማ የተሰነጣጠቁ ማልያ ለብሰዋል፣ በሜዳሊያ ያጌጡ ናቸው። ከጀርባው አረንጓዴ የሳር ሜዳና ሰማያዊ ሰማይ ይታያሉ።

የሀገር ልብስ የለበሱ ሴቶች አጥሮ የተሰራ ግድግዳ አጠገብ ተቀምጠው እየተወያዩ ነው። ብዙዎቹ ሴቶች ነጭ ሻሽና ቀሚስ ሲለብሱ፣ በግራ በኩል አንዷ ደግሞ ቀይ ሻሽ ለብሳለች። ሁሉም በውይይቱ ላይ ተሳታፊ ናቸው።

አግድም ምስል አረንጓዴ የሳር ሜዳ ያሳያል፤ ሳሩ ረጅም ሲሆን በነፋስ የሚወዛወዝ ይመስላል። ጥቂት የሳር አይነቶች ጭንቅላታቸው ወለል ላይ ከፍ ብሎ ይታያል። የሳሩ ቀለም ቀላል አረንጓዴ ሲሆን ከላይ ደግሞ ደብዘዝ ያለ ነጭ እና ግራጫማ ሰማይ ይገኛል።

ጠፍጣፋ ነጭ ጀርባ ላይ አካል መርጫ ጠርሙስ ቀጥ ብሎ ቆሟል። ጥቁር ቀለም ባለው ጠርሙሱ ላይ በብር ቀለም የእንግሊዝኛ ፊደላት ተጽፈዋል። ከላይ በጥቁር የተሸፈነ መርጫ አለው።

ከሐምራዊ ሰማያዊ ሽፋን ላይ በግልጽ የሚታይ ቢጫ ቀለም ያለው አማርኛ ጽሑፍ ይታያል። ጽሑፉ በግእዝ ፊደል "ሃዲስ" የሚለውን ቃል በቅርብ ርቀት የሚያሳይ ሲሆን፣ የመጽሐፍ ወይም የመጽሔት ሽፋን እንደሆነ ይገመታል።

ሰማያዊ ሞላላ ቅርጽ ያለው አርማ ቀርቧል። በአርማው መሀል ቢጫ ቀለም ያለው ታሪካዊ ግንብ ይታያል፤ ግንቡ አረንጓዴ ኮረብታና ሰማያዊ ሰማይ ከኋላው አሉት። ከግንቡ በታች መማርን የሚወክል ጥቅልል ወረቀትና የማርሽ ምልክት አለ። የጎንደር ዩኒቨርሲቲ አርማ ነው።

ጥቁር ልብስ የለበሰ ራሰ-በረንዳ ያለው ሰው በፕሬስ ኮንፈረንስ ላይ በበርካታ ማይክሮፎኖች ፊት ተቀምጧል። ከበስተጀርባ የኢትዮጵያ ባንዲራ ቀለሞች ይታያሉ፤ ጠርሙስ ውሃ ከፊት ለፊቱ አለ።

ሦስት ደብተሮች ከነጭ ጀርባ ላይ ተከምረዋል። የላይኛው ደብተር አረንጓዴ ሲሆን አበባ የመሰለ ስዕልና "ኖም"፣ "ክላስ" እና "እኮል" የሚሉ የፈረንሳይኛ ቃላትን ይዟል። ከስሩ ቀይና ቢጫ ደብተሮች ተገልጠዋል።

በመካከለኛ ርቀት የቀረበ ነጭ ጀርባ ያለው ነው። አራት ጥቁር ቅንድብ መሙያ እርሳሶች እኩል ርቀት ላይ ተደርድረዋል። እያንዳንዱ እርሳስ በሁለት ጫፎቹ ብሩሽ እና መሙያ ያለው ሲሆን፣ በላያቸው ላይ በነጭ ቀለም ጽሑፍ አለ።

ሐምራዊ ቀይ መጠጥ ብርጭቆና ጠርሙስ በአረንጓዴና ቢጫ ዳራ ላይ ቀርቧል። መጠጡ 'ዳንኪራ' የሚል ስያሜ አለው። ሙሉ እንጆሪዎች ብርጭቆውንና ጠርሙሱን አስጌጠዋል። በላዩ ላይ የስድስት በመቶ አልኮል መጠን ተጠቁሟል።

አረንጓዴ ስፍራ በበዛበት ቦታ ላይ የተለያዩ ቤቶች ባህላዊ ይዘት ባላቸው አሰራሮች መንገድ ተሰርተዋል። አካባቢው በደን የተሸፈነ እና ሰፊ የውሃ ክፍል የሚገኝበት ነው።

አንድ ቀላ ያለ ሹራብ የለበሰ ሰው እጁን በነጭ ማሰሪያ ታሽጎ ከአንገቱ ታጥፎ ታስሯል። የሰውየው የአንድ እጅ መዳፍ በነጭ ፋሻ ተጠቅልሏል።

ተሰብስበው ያሉ ብዙ የገላዳ ዝንጀሮዎች በረጅም ሣር የተሞላ ኮረብታ ላይ ተቀምጠዋል። ፀሐይ ከመጥለቋ በፊት በምስሉ ዳራ የሸለቆዎችና የተራሮች ሰንሰለት በድብዝዝታ ይታያሉ። የአየሩ ሁኔታ ትንሽ የጨለመ ነው።

የመኪና ማጠቢያ አገልግሎት ሲሰራ ይታያል። በቢጫ ዩኒፎርም የለበሰ ሰራተኛ ግራጫ ቀለም ያለው ሴዳን መኪና ጣራ በእጁ እየጠረገ ነው። ሌላ ሰው ከኋላው አለ።

ጥቁር ሶልና ሰማያዊ ቀለም ያለው ቦት ጫማ በሁለት አቅጣጫዎች በነጭ ገጽ ላይ ተቀምጧል። አንድ ጫማ በጎን በኩል ሲቀመጥ ሌላው ተገልብጦ የጫማው ሶል በግልጽ ይታያል። የጫማው ጎንዮሽ ጥቁር የላስቲክ ክፍሎች አሉት።

የልማት ማህበር አርማ በቅጠሎችና በመስክ ተከቦ ይገኛል። አርማው ኢንዱስትሪን የሚያመለክቱ ህንፃዎችና ሰላምን የምትገልጽ እርግብ አለው። በታችኛው ክፍል ደግሞ የአማርኛና የእንግሊዝኛ ጽሁፎች አሉ፡፡

ሁለት የደረሱ ወይን ፍሬዎች ከአረንጓዴ ቅጠሎች መሀል ተንጠልጥለዋል። ፍሬዎቹ ቀላ ያለ ወይንጠጅ ቀለም ያላቸው ሲሆን በወይኑ ግንድ ላይ ተጣብቀው ይታያሉ። ዙሪያው በወይኑ ተክል ቅጠሎች የተሞላ ነው።

በግድግዳ አጥር ፊት ለፊት ሁለት አንበሶች ቆመዋል። ወንዱ አንበሳ ጥቅጥቅ ያለ ጥቁር ጸጉር አለው፣ ሴቷ ደግሞ ተቀምጣለች። የኋላው ግንብ ከድንጋይ የተሰራ ነው። እንስሳቱ የተፈጥሮ መኖሪያቸው አካል ያልሆነ ቦታ ላይ የዱር እንስሳት ስብስብ ፈጥረዋል።

ብርሃናማ ግራጫ ቀለም ያለው ቫን የሚመስል ትንሽ መኪና ባልተስተካከለ ቀይ አፈር ላይ ቆሟል። መኪናው ጥቁር የጣሪያ መደርደሪያና በጎኑ ላይ ብርቱካናማና ቢጫ ስዕሎች አሉት። የኋላ መስኮቱ ላይ ሰማያዊ የጌጥ ጽሑፎች ሲታዩ፣ ከበስተጀርባ ሌሎች መኪናዎችና ዛፎች አሉ።

ከሰፊ ሜዳ ላይ ትልቅ የዋርካ ዛፍ አለ። ደረቅ የሆነ ሜዳ ላይ አልፎ አልፎ ከዋርካ ዛፉ ጎን እና ጎን ትናንሽ ዛፎች በቅለዋል። ዋርኬዉ ብዙ ቅርጫፎች አሉት። ከዌርኬዉ ስር ሰዎች ቆመዋል።

በጣም በቅርብ ርቀት የተነሳው የአፍሪካ ጎሽ ፊት በጨለማ ዳራ ላይ ጎልቶ ወጥቷል። ጎሹ ትልልቅ፣ ጥቁር፣ የተጠማዘዙ ቀንዶች እና ጥቅጥቅ ያለ ጥቁር ፀጉር አለው። የጨለማው ዳራ እና የፀሐይ ብርሃን ጥምረት የእንስሳውን ገፅታዎች አጉልቶ አለ።

ሙሉ የወታደር ካኪ ልብስ የለበሰ ቀኝ እጁን ለወታደራዊ ሰላምታ ከፍ አድርጓል። እራሱ ላይ የወታደር መለዩ ለብሷል። ጥቁር ቀበቶ ታጥቋል። ከጀርባዉ ቀይ የለበሰ ዳርና ዳሩ ወርቅ ቅብ የሆነ ወንበር አለ። የተቀመጡ ሰዎች ጀርባ በቀይ መጋረጃ ነገር ተሸፍኗል።

አንድ ወንድ መካከለኛ ስፍራ ላይ ቆሞ ለጋዜጠኞች ንግግር ያደርጋል። ጋዜጠኞች ማይክሮፎኖች ይዘው ከበውታል። በግራ በኩል አንድ ትልቅ ካሜራ እና የቪዲዮ መቅረጫ መሳሪያዎች ይታያሉ። ከበስተጀርባ ብዙ ሰዎች በሳር ሜዳው ላይ ተሰብስበው ይገኛሉ።

የመጀመሪያው ምስል ላይ አንዲት ሴት በብርሃን ሰማያዊ ቀሚስ እና የወርቅ ቀበቶ ያጌጠች ባህላዊ ነጭ ልብስ ለብሳለች። ሌላ ሴት ከበስተጀርባ በተመሳሳይ ልብስ ትገኛለች። ሁለተኛው ምስል ደግሞ አዲስ የሸክላ ሻይና ቡና እቃዎች በተደረደሩበት መደርደሪያ ላይ ያተኩራል።

ይህ መግለጫ የሰዎች ስብስብ ከጣሪያ ሥር ተቀምጦ ሃይማኖታዊ ሥነ ሥርዓት ሲያከናውን ያሳያል። ወንዶች በዋናነት ነጭ ጋቢ ለብሰዋል፤ አንዲት ሴት ደግሞ ባህላዊ ልብስ ለብሳ መሀል ላይ ትቆማለች። መሬት ላይ በእንጨት የተሠራው ጥላ እና የዛፍ ቅጠሎች ይታያሉ።

ክብ ቅርጽ ያለው የእጅ ቦርሳ መሬት ላይ በተዘረጋ የግራጫ እንጨት በሚመስል ዳራ ላይ ተቀምጧል። ዋናው የቦርሳው አካል ከላይ ቀላል ቢዥ ሲሆን በታችኛው ክፍል ደግሞ የቆዳ የሚመስል ጥቁር ቡናማ ቀለም አለው።

ነጭ ቀለም ያለዉ የቤት መኪና ከተነጠፈ ምንጣፍ ላይ ሰፊ አዳራሽ የመሰለ ቤት ዉስጥ ቆሟል። በግራ በኩል ያለዉ በር ተከፍቷል። ከኋላ በኩል ቀይ ገመድ ተዘርግቷል።

ጥቁርና ነጭ ስዕል ላይ የአንድ ልጅ ፊትና ጭንቅላት በጎን በኩል ይታያል። የልጁ ፀጉር በጭንቅላቱ አናት ላይ በትንሹ ተቆርጦ የተተወ ሲሆን ከስዕሉ አጠገብ "ቁንጮ" የሚል ጽሑፍ አለ።

መደበኛ ቅርፅ ባለው የብርጭቆ ጠርሙስ ውስጥ ያለ ቀዝቃዛ ኮካ ኮላ በግልጽ ይታያል። ጠርሙሱ በጠርሙስ ውስጥ ባለው የኮላ ፈሳሽ ቡናማ ቀለም ተሞልቶ ሲሆን፣ መሃል ላይ ደግሞ የኮካ ኮላ ቀይ መለያ በነጭ ፊደላት ተለጥፏል።

ከበስተፊት በዛፎች ቅጠሎች የተከበበ፣ በጥሩ ሁኔታ የተሠራ ገንዳና የመዝናኛ ስፍራ ይታያል። ገንዳው የተለያየ ቅርጽ ያለው ሰማያዊ ውሃ የያዘ ሲሆን፣ ዙሪያው በሣር ሜዳና በተለያዩ እጽዋት ያጌጠ ነው።

የአትሌቶች የቤተሰብ አባላት በሮዝ፣ ግራጫ እና ብርቱካናማ የስፖርት ልብሶች ሜዳ ላይ ቆመዋል። መጽሔቱ የዲባባ እህቶች የተባሉት ፈጣን የሆኑትን አትሌቶች በማስተዋወቅ ብሏል። አትሌቶቹ ከቤት ውጭ ባለው አረንጓዴ ሜዳ ቆመው ፈገግታ አሉ።

ዘመናዊ የሆቴል ምግብ ቤት ንፁህ እና ብሩህ አቀማመጥ አለው። ወንበሮች በተፈጥሮ ቀለም በተሠሩ ጨርቆች ተሸፍነው ጠረጴዛዎቹ ላይ ቢጫ የጠረጴዛ ልብሶች እና ናፕኪኖች አሉ። ከበስተጀርባ በደንብ የተሞላ ቡና ቤት አለ።

የተለያየ ዕድሜ ያላቸው በርካታ ህጻናት በአረንጓዴ የሣር ሜዳ ላይ ቆመው እጆቻቸውን ወደ ፊት ዘርግተው እየጨፈሩ ነው። ሴቶቹ ህጻናት ቀሚስና ሹራብ የለበሱ ሲሆን፣ ወንዶቹ ጂንስ እና ቁምጣ ለብሰዋል።

ጠረጴዛ ላይ የተቀመጡ ሁለት ሴት ጫማዎች ይታያሉ። ጫማዎቹ ቡናማና ሰማያዊ ቀለም ያላቸው፣ በአፍ ላይ ቀስት ያላቸውና ቀጭን ተረከዝ ያላቸው ናቸው። ከበስተጀርባ በወርቃማ እቃ የተቀመጠ አረንጓዴ የቤት ውስጥ ተክል አለ።

ከፍተኛ ቁጥር ያላቸው ሰዎች በሰማያዊ ትልቅ ጀልባ ላይ ተጨናንቀው ተሳፍረዋል። ጀልባው በባህር ወይም በውሃ ላይ እየተጓዘ ነው። ብዙዎቹ ሰዎች የደህንነት ልብስ አልለበሱም፤ ጀልባው ከመጠን በላይ በመጫኑ በውሃው ውስጥ ወደ አንድ አቅጣጫ ወድቆአል።

ጥቁር ቀለም ያለው የቪዲዮ ካሜራ እና አብረውት የሚመጡ መገልገያዎች በንጹሕ ነጭ ጀርባ ላይ ቀርበዋል። ካሜራው በላዩ ላይ ማይክሮፎን የተገጠመለት ሲሆን፣ ሌንስ፣ ሌላ ማይክሮፎን፣ የማስታወሻ ካርድ እና የቆዳ ቦርሳ ከሥር ተደርድረዋል።"4ኬ አልትራ ኤችዲ" የሚል ጽሑፍ በግልጽ ይታያል።

ጥቁር ልብስ የለበሰ፣ ክራባት ያሰረ ሰው ከእንጨት ጠረጴዛ ፊት ተቀምጧል። ከበስተጀርባ የአዲስ አበባ ዩኒቨርሲቲ አርማ፣ የኢትዮጵያ ሰንደቅ ዓላማ እና ሌላ ነጭ ባንዲራ አሉ።

አንድ ትልቅ ሕዝብ በሌሊት ጨለማ ውስጥ እጅግ ብዙ ሻማዎችንና ችቦዎችን ይዘው ይታያሉ። በግንባር ቀደምትነት የተያዘው ችቦ የእሳት ነበልባል በግልጽ ይታያል። ሌሎች በርካታ የእሳት ብርሃኖች ከበስተጀርባ በብዛት ተበራክተው አስደናቂ እይታ ይፈጥራሉ።

ትልቅ ቁጥር ያላቸው ሰዎች በከፍተኛ ሁኔታ በተጨናነቀች ትንሽ ጀልባ ላይ ተሳፍረዋል። ጀልባዋ በጥልቅ ሰማያዊ ባህር ላይ እየተጓዘች ያለች ሲሆን፣ ይህ የመሰደድ ወይም የጉዞ አካል መሆኑን ይጠቁማል።

አንገቱ በቪ ቅርጽ የተቆረጠ፣ በሰፊ ጥልፍ ያጌጠ ነጭ የሀገር ባህል ልብስ ይታያል። ልብሱ በቀይ፣ አረንጓዴ፣ ብርቱካናማ እና ጥቁር ቀለማት የተዋበ ጥልፍ አለው። ወገቡ ላይ ነጭ ቀበቶ የታሰረ ሲሆን፣ በእጁ ላይ በስፋት ጥልፍ የተደረገበት ክፍል አለው።

ብዙ የእጅ ሥራ የሆኑ ቅርጫቶችና መሶቦች በአንድ ላይ ተሰብስበው በቀይና ቢጫ ሰንጠረዥ ባለው የጠረጴዛ ልብስ ላይ ተቀምጠዋል። ቅርጫቶቹና መሶቦቹ በተፈጥሯዊ ቀለምና በጥቁር፣ በሰማያዊ፣ በብርቱካንማ ቀለሞች በልዩ ልዩ ስፌት ያጌጡ ናቸው።

ከጥቁር ቆዳ የተሰሩ ጥንድ የሥራ ወይም የወታደር ቦት ጫማዎች በነጭ ጀርባ ላይ ተቀምጠዋል። ጫማዎቹ ጥቁር ማሰሪያዎችና በጎናቸው የደህንነት ምልክቶች አሏቸው።

ትልቁ የውሃ አካል በውሃ ውስጥ ተንሳፋፊ በሆኑ በርካታ የፕላስቲክ ጠርሙሶች ተበክሏል። የጠርሙሶቹ ዙሪያ አረንጓዴ፣ ቢጫና ቡናማ ፍርስራሾች ተሞልተዋል። ውሃው ጥቁር ሰማያዊ ሲሆን፣ በአንዳንድ ቦታዎች አረፋ አሉ።

ስድስት ከፍተኛ የመንግሥት ባለሥልጣናት በመንግሥት ሕንፃ ውስጥ ቆመው ፎቶ ተነሱ። ሁሉም ወንዶች ሱፍ የለበሱ ሲሆን፣ አንድ ሰው የሀገር ልብስ አድርጓል። ከበስተጀርባ ሰማያዊ አርማ ያለው ግድግዳና ሁለት የአረንጓዴ፣ ቢጫና ቀይ ባንዲራዎች አሉ።

ረዥም ጸጉር ያላት ሴት ባህላዊ ነጭ የሐበሻ ልብስ ለብሳ በግልጽ ትታያለች። ቀሚሱ በወገብ፣ በአንገትጌና በጫፍ ላይ በቀለማት ያሸበረቀ ጌጥ አለው። ሴትየዋ ጥቁር ጫማ አድርጋ እጆቿን ከራስዋ በላይ ከፍ አድርጋ ደስተኛ ፈገግታ ታሳያለች።

የተፈጥሮአዊ የአየር ሁኔታ ያለው ትልቅ ቅርበት ያለው የበቆሎ ተክል ቀርቧል። በቆሎዎቹ በአረንጓዴ ቅጠሎችና ቅርፊት ሙሉ በሙሉ ተሸፍነዋል። ከበስተጀርባ ብዙ ሣር ያለበት መስክ እና ሩቅ ላይ ሁለት ሰዎች ቆመዋል።

ከታችኛው ግራ ወደ ላይኛው ቀኝ የተደረደሩ ዘጠኝ እርሳሶች ይታያሉ። አምስቱ ቀይ እና ጥቁር ቀለሞችን ሲይዙ፣ አራቱ ጥቁር አረንጓዴ ናቸው። ሁሉም እርሳሶች ከላይ ቀይ የላስቲክ ኢሬዘር አላቸው። ከበስተጀርባ፣ ማስታወሻ ደብተሮች እና አንድ የጎማ እጥበት ይገኛሉ።

ባሁን ጊዜ በገጠር አካባቢ ብቻ የቀረ በድሮ ጊዜ ግን ልጆች ወደ መደበኛ ትምህርት ከመግባታቸው በፊት አሁን መዋእለ ህጻናት ተብሎ ሳይተካ በፊት የሚያደርጉት የፊደል እና የተለያዩ የሃይማኖት ትምህርቶች የመማር ማስተማር ሁኔታ የቄስ ትምህርት ይባላል።

ክብ ቅርጽ ያለው ግድግዳ ላይ የሚሰቀል ሰዓት ቀርቧል። ሰዓቱ ነጭ ፊት እና ብርማ ጠርዝ ያለው ሲሆን፣ ጥቁር ቁጥሮች እና የመለኪያ መስመሮች አሉት። በትልልቅ የሰዓት እና የደቂቃ መርፌዎች ጊዜን የሚጠቁም ነው። የሰዓቱ ስም አጃንታ ነው።

ትልቅ የሆነ የማተሚያ ማሽን ባለብዙ ቀለም ንድፍ ያለው ወረቀት ሲያትም ይታያል። በወረቀቱ ላይ ደማቅ ቀለሞች፣ በተለይም ሮዝ፣ ሰማያዊ፣ ቢጫ እና ቀይ ቀለሞች ይታያሉ። የማተሚያው ማሽኑ ብረት ሲሆን፣ በስተጀርባው ደግሞ የኢንዱስትሪ ክፍል ይታያል።

ሃይል አከፋፋይ የሆኑ አውታሮች እና ብዙ የኤሌክትሪክ ገመዶች የበዛበት ቦታ በአንድ አካባቢ ቆመዋል። የተለያየ ቅርጽ እና ቀለማት ያላቸው እነዚህ ብረቶች እና ገመዶች የተሰሩት ተጠጋግተው ግን እርስ በርስ ሳይነካኩ ነው።

በጥቁር እና በነጭ ቀለም በእንግሊዘኛ ፊደል ብቻ የተፃፈ "ዩቱብ " ይላል። "ዋይ"እና "ቲ" በትልቁ ተፅፈዋል። " ዩ" የሚለዉ በነጭ መደብ በጥቁር ቀለም ፊደሉ ተፅፏል። "ቱብ" የሚለዉ በቀይ መደብ በነጭ ቀለም ፊደላቱ ተፅፈዋል።

አንድ ወታደራዊ የደንብ ልብስ የለበሰ፣ ረጅም ፀጉር ያለውና ጭምብል በአንገቱ ያደረገ ሰው ከፊት ቀኝ በኩል ቆሟል። በስተጀርባ በርካታ ወጣት ወንዶች ተኮልኩለው መሬት ላይ ተቀምጠዋል፤ በዙሪያቸው ቀላል ግራጫ ቀለም ያለው የህንፃ ግድግዳና አሸዋማ ወለል ይታያል።

አንዲት ወጣት ሴት ባህላዊ የኢትዮጵያ ቀሚስ ለብሳለች። ቀሚሱ ነጭ ሲሆን እጅጌው ላይ ጥቁር እና ወርቃማ የጂኦሜትሪክ ቅጦች አሉት። ሴትየዋ ጥቁር የኪስ ቦርሳ (ክላች) ይዛለች እና ፀጉሯን አጣምራለች። በቀኝ እጇ ወገቧን ደግፋ ከጎንዋ ትመለከታለች።

ከብርሃን ኦክ እንጨት የተሰራ ዘመናዊ የኩሽና ካቢኔት በጥሩ አሉ። የላይኛው ክፍሎች የመስታወት በሮች ሲኖሯቸው፣ ከስር ባለው መደርደሪያ ላይ የቡና መፍጫ፣ የአገልግሎት ዕቃዎች እና የቡና ሰሪ ጨምሮ የኩሽና እቃዎች ተደርድረዋል።

ይህች ቆንጆ ሴት ሞዴል በጨለማ መድረክ ላይ ቆማ የባህል ነጭ ቀሚስ ለብሳለች። ቀሚሱ በቀይ፣ በጥቁርና በቢጫ የጥልፍ ሥራ ያጌጠ ሲሆን፣ የጭንቅላት መጠቅለያና ነጠላ ጫማ አድርጋ ፈገግታ ታሳያለች።

በምስሉ ላይ ጥንታዊ የዝሆን ጥርስ ቀንደ መለከት በግራጫ ዳራ ላይ ይታያል። መለከቱ በጥንቃቄ የተቀረጹ የነሐስ ማሰሪያዎች እና ጥምዝ የሆኑ ቅርጾች አሉት። ቀጭን ገመድ ተያይዞ ሲታይ፣ የመለከቱ ጫፎች የተጎዳ መልክ አላቸው።

ሰዎች በአንድ ጂም ውስጥ ክብደት በማንሳት፣ በመዘርጋትና የተለያዩ ስፖርታዊ እንቅስቃሴዎችን ያከናውናሉ። በዙሪያቸው የብረት መደርደሪያዎች፣ የክብደት ሰሌዳዎች እና የካርዲዮ ማሽኖች ይገኛሉ። ግድግዳው በምሳሌያዊ አነጋገሮችና በብሔራዊ ባንዲራዎች ያጌጠ ነው።

እምፖርት የሆኑት ጥንዶች ትላልቅ አፍሮ ፀጉሮች ያሏቸው ሲሆን፣ ባህላዊ ነጭ ልብሶችን ለብሰው ከፍ ያሉ ቢጫ አበባዎች መሃል ይቆማሉ። ሴትየዋ በጥልፍ ያጌጠ ልብስ ለብሳለች፣ ሁለቱም ደግሞ ዝቅ ብለው ወደያዙት ትንሽ የቢጫ አበባዎች ስብስብ እየተመለከቱ ነው።

የማስታወቂያ ፖስተር በቀይ ዳራ ላይ በነጭ እና በቢዥ ፊደላት የአማርኛ ጽሑፎችን ይዟል። ትልቁ ርዕስ "እንኳን ደህና መጡ! በአያት አክሲዮን ድርጅት ባለቤት ይሁኑ!" የሚል ሲሆን፣ ከሱ በታች የአክሲዮን መረጃዎችን በነጥቦች አስቀምጧል። የስልክ ቁጥሮች በሰማያዊና ነጭ ቀለም አሉ።

ካርታ ብዙ ጊዜ በለቅሶ ቤቶች ላይ ሰው ለማጽናናት ሰው ሲቀመጥ እንዲሁም ደግሞ ሌሎች ቦታዎች ላይ ቁማር ለመጫወት የሚጠቀሙበት ነው። እንደ ሴካ፣ ኮንከር ወይም ክሬዚ በማለት በተለያየ መልኩ ይጫወቱታል።

ፕሮፐለር ያለው ነጭ የኢትዮጵያ አየር መንገድ አውሮፕላን በንጹሕ ሰማያዊ ሰማይ ውስጥ በረራ ላይ ነው። የአውሮፕላኑ ጎን በደማቅ ቀይ ቀለም ተጽፏል። ጅራቱ በኢትዮጵያ ባንዲራ ቀለማትና አርማ ያጌጠ ነው።

ረጅም ቀለል ያለ ሰማያዊ ጂንስ እና ጥቁር የሸራ ጫማዎች የለበሰ ሰው አለ። እግሩን በአቀባዊ በተያዘ ረጅም ቡናማ የስኬትቦርድ ላይ አስቀምጧል፣ ብርቱካናማ ጎማዎቹ ግልጽ ሆነው ይታያሉ።

ቀይ ቀለም ያላቸው የስፖርት ታኬታ ጥንድ ሆነው ተቀምጠዋል። ታኬታው ጥቁር ማሰሪያ ያለው እና መረገጫው ላይ ወጣ ወጣ ያለ ጡብ መሳይ ቅርጽ አለበት።

መሀል ላይ ጥቁር ብስክሌት በግራና ቀኝ መንኮራኩሮች ፈንታ የብር ሳንቲሞች አሉት። የፊት መንኮራኩሩ ላይ የአንድ ሰው ምስል ያለበት ሳንቲም አለ። ከብስክሌቱ በላይ ቀይ፣ አረንጓዴና ቢጫ ባንዲራ በትንሽ ዱላ ተሰክቷል።

ቀለል ባለ ሰማያዊና ነጭ ቀለም የተሰራ ይህ አርማ የአዲስ አበባ ብዙኃን መገናኛ ኤጀንሲን ይወክላል። በማዕከሉ ብዕርና ሁለት የከተማ ሕንፃዎች ከቢጫ ጸሐይ ጀርባ ሲታዩ፣ በላይኛው የአማርኛ ጽሑፍ፣ በታች ደግሞ የእንግሊዝኛ ጽሑፍ በክብ ቅርጽ ተጽፏል።

አራት ሰዎች ከቤት ውጭ ባለው መሬት ላይ ማዳበሪያ ሲሠሩ ይታያሉ። ሁለት ሰዎች የኦርጋኒክ ማዳበሪያውን በትልቅ የማበጥሪያ ነገር ከፍ በማድረግ ሲያበጥሩ፣ ሌሎቹ ደግሞ ከጎናቸው ቆመው ሥራውን ይከታተላሉ። ሥራው የሚካሄደው በአረንጓዴ ተክሎች በተከበበ አካባቢ ነው።

አፉን የከፈተ ፣ ጥርሶቹን ያገጠጠ፣ አይኖቹን ያፈጠጠ እና በረዥም ፀጉር የተሸፈነ ደረቱ አካባቢ ቀይ ነገር ያለበት ችንባዚ የዝንጀሮ ዝርያ ነዉ።

አንዲት ሴት በጠረጴዛዎች እና ወንበሮች በተሞላ የቤት ውስጥ ምግብ ቤት ውስጥ ከቡና ቤቱ አጠገብ ቆማለች። ክብ ቅርጽ ያለው የእንጨት ቡና ቤት ከላይ በባህላዊ የሥዕል ማስጌጫዎች ያጌጠ ሲሆን፣ ጠረጴዛዎቹ በነጭ ልብሶች ተሸፍነዋል።

ጎንደር ዩኒቨርሲቲ አርማ በሰማያዊ ሞላላ ቅርጽ ውስጥ የሚገኝ ሲሆን፣ በመሃሉ የፋሲል ግቢ ግንብና ተራሮችን ያሳያል። ከታች ደግሞ ጥቅልል ወረቀት ላይ የማርሽ ምልክት አለበት። የዩኒቨርሲቲው ስም በአማርኛ እና በእንግሊዝኛ ተጽፏል።

አንድ የደንብ ልብስ የለበሰ የትራፊክ ፖሊስ መኮንን ነጭ የሕዝብ ማመላለሻ ቫን ላይ አጠገብ ቆሟል። መኮንኑ በግራ በኩል ባለው ክፍት በር በኩል ተሳፋሪዎቹን እያናገረ ይመስላል። ከበስተጀርባው የከተማ ዳር መንገድ እና አረንጓዴ ኮረብታዎች ይታያሉ።

ሁለት የእግር ኳስ ተጫዋቾች በሜዳ ላይ ሆነው ጎል ካስቆጠሩ በኋላ ደስታቸውን ይገልፃሉ። አንደኛው ተጫዋች ፈዛዛ አረንጓዴ ማልያ ለብሶ ወደ አድናቂዎቹ ሲሄድ፣ ሌላኛው ተጫዋች ደግሞ ተንበርክኮ፣ እጁን አውለብልቦና ቢጫ ባንዲራ ይዞ ይታያል።

አንዲት ሴት ፀጉሯን በሻርፕ ሸፍና ሰማያዊ ልብስ ለብሳ በኩሽና ውስጥ ምግብ ታበስላለች። ከፊትዋ በመስኮት በኩል ብርሃን የሚገባ ሲሆን፣ ነጭ የሆኑ ካቢኔቶች ከበስተጀርባዋ አሉ።

አንድ ሰው ጥቁር ልብስ ለብሶ ቀኝ እጁን ወደ ላይ አንስቶ ቃለ መሐላ ሲፈጽም ይታያል። ከጎኑ አንድ ዳኛ የሚመስል ሰው ቆሟል። ከበስተጀርባ የኢትዮጵያ ሰንደቅ ዓላማ አለ።

ረጅም ዛፍ ከታች አንስቶ ከላይ ያለውን ሰማይ ሙሉ በሙሉ የሸፈነ ሆኖ ይታያል። ዛፉ ጥቅጥቅ ባሉ ቅርንጫፎቹ ላይ ደማቅ ሐምራዊ አበባዎችና አረንጓዴ ቅጠሎች አሉት። በስተጀርባ ሰማያዊው ሰማይ በግልፅ ይታያል፤ ነጭ ደመናዎች ደግሞ የሰማዩን ውበት ያደምቁታል።

ፂም ያለው አንድ ሰው ሰማያዊ ሸሚዝ ለብሶ ፊት ለፊት ይመለከታል። ከበስተጀርባው የውሃ ግድብ ግንባታ ቦታ በሩቅ ይታያል፤ ይህም ብዙ የተቆፈረ መሬት እና የግንባታ መዋቅሮችን ይጨምራል።

ሰዎች በሰፊ አዳራሽ ውስጥ ምግብ ሲያከፋፍሉና ሲቀበሉ ተሰልፈዋል። ትልቅ ድስት ውስጥ ያለ ወጥ በላዩ ላይ ተቀምጧል። አንድ ሰው በሾርባ ማንኪያ ወጡን ለሌሎች ወደ እንጀራ ላይ ይሰጣል። በግድግዳው ላይ የአማርኛ ጽሑፍ አለ።